ከላይ በምስሉ ላይ የምትመለከቱት የቤት እቃ ምን በመባል ይታወቃል? ለምን ለምን አገልግሎትስ ሊውል ይችላል?

ከላይ ከምስሉ ላይ የምትመለከቱት የድሮ ጊዜ ዘወድ ያለው የእጅ ላይ የሚደረግ በብር የተሰራ ጌጥ ምን በመባል ይታወቃል።